የጎጃም ፋኖ ክረምት ውሃ በሞላበት ሰአት ከወንዝ በሚሻገርበት ሰአት ። ግን ይህ ሰውዬ እንዲህ ይህን ነገር እንዳያስብ ያደረገው ምን አይነት ነገሮች ናቸው?

ሳር ለማጽጃ ይህ የሚያገለግል የመሳሪያ አይነት ነው። ሳር ለማጽጃ በመሸከርከር ለማጽጃ የሚያገለግል ነው። ይህ መሳሪያ ወይም ማሽን ስሙ ምን ይባላል?

ልብሳቸውን አውልቀው የሚጫወቱ ሶስት ህፃናት ። ከመሃል ላይ ያለው ህፃን የለበሰው ከወገቡ ጋ ያደረገው ልብስ ምን አይነት ቀለም ያለው ነው?

የሀረር ቁልቢ ቅዱስ ገብርኤል ቤተክርስቲያን ። ይህ የገብርኤል በዓል የሚከበረው የአመታዊ በዓሉ በመቼ ነው?

የራያን የባሀል ልብስ የለበሱ ሰዎች እንድሁም ይች ሴትዮ በጣም ነው ያማረባት እረጅም እና ፅጉሯ ያደገ የቁመቷ ሜትር ስንት ይሆናል?

አልቦ እና ድሪ ያደረገች እንዲሁም የጎንደርን የባህል ቀሚስ የለበሰች ሴት ነች። ግን ለምንድን ነው ሴቶች በተለይ የጎንደርን ቀሚስ አይነት የሚፈልጉት?

ሞተር እያሽከረከረ የጎማ ጋን ይዞ የሚሄድ ልጅ ቆሞ ማለት ነው። ይህ ሞተር ከየትኞቹ የተሽከርካሪዎች ዘርፍ ይመደባል?

ዛፎች ነጭ ዳመና በሰማይ ላይ እና ዛፎች ረዥም ዛፎች በአንድ ላይ ሁነዉ በመስከረም አካባቢ፤ ዛፎች ምን ሲያገኙ ነዉ ሊያድጉ የሚችሉ?

ደጋ እስጢፋኖስ የሚባለው ገዳም ጣና ዉስጥ የሚገኙት ዳጋ እስጢፋኖስ የሚባልው ገዳም እንዴት ሊሆን ቻለ? በዚህ ሀይቅ ላይ እንዴት ይህ ገዳም ሊሆን ቻለ?

ተሳቢ የሚባለው የመኪና የተሽከርካሪ አይነት ይህ ተሽከርካሪ የቆመበት ምን አይነት መንገድ ላይ ነው? የጫነውስ ምን አይነት ጭነት ነው?

የሀገር አቀፍ ፈተና የሚወስዱ ተማሪዎች የሚፈተኑበት የመልስ መስጫ ወረቀት ግን ለምንድን ነው ይህ ወረቀት በዚህ መልኩ ያስፈለገ? ለምን ይሄ ወረቀት አስፈለገ?

ይህ የ በጠርሙስ ያለ የመጠጥ ዘር ሲሆን ይህም ድርጅቱ በአሜሪካ ብቸኛ አምጪ፣ በአሜሪካ ነው ያለው። ይህ ድርጅት አሁን ላይ በቀን ስንት ገቢ ያገኛል?

ብሔራዊ ተራራዎች ላይ የሚዝናና ሰውዬ ይህ ሰውዬ ወደዛ የሄደበት ምን በማሰብ ነው?

በቤት ውስጥ የተለያዩ በጠረጴዛ ውስጥ ያሉ እቃዎች እና ግን ይሄ ቤት በውስጡ የሰበሰቡት ምን አይነቶች እቃዎች ናቸው? ቤቱስ ከለሩ ምን ይመስላል?

የበረሀ ፍየል ወንዱ የበረሃ ፍየል የሚባለው ።እነዚህ የበረሃ ፍየሎች ግን ደን ውስጥ እንድኖሩ ያረጋቸው ምንድን ነው? ቀንዱስ ያደገው በምን ምክንያት ነው?

ብርታት የሚባለው የመጠጥ አይነት ይህ መጠጥ ለምን ለምን ጥቅም ይውላል? ሰዎችስ ለምን አገልግሎት በጣም እሱን ይፈልጉታል? ስንት ብርስ ይሸጣል?

ማራቢያ የሚባለዉ የሽንኩርት አይነት የፀረ አረም በሚረጭበት ሰዓት የእኒህ ማረቢያ የሚባለው ሽንኩርት ለምንድን አገልግሎት ነው የሚውለው?

አተር የሚባለው የእፅዋት የምግብ አይነት ሲሆን አተር ስንት ስንት ባለ ስንት ስንት የህል አይነት ነው?

ይኽ ከግራንጣ እና ከአለላ የተዘጋጁ የተዘጋጁ ቁሳቁሶች ወይም የቤት እቃዎች እነዚህ እቃዎች በተለይ በየትኛው የባህል በየትኛው ባህል ይገለፃሉ? በተለይ በማንኛው ባህል ይገለፃሉ?

በሰው አቋም ልክ የተሰራ የመስታወት እና የተለያዩ የቁም ሳጥን አይነቶች መስታወት ለሰዎች በምን አይነት ጥቅም ያገለግላል?

በጥምቀት ጊዜ የሚያሳይ የጥምቀት እርጨታን ይመስላል ።ጥምቀት የእየሱስ ክርስቶስ መጠመቅ ለምን አስፈለገ?

እምቦጭ ባለበት አካባቢ የሚሄድ እምቦጭ ባለበት ሀይቅ ላይ የሚሄድ ጀልባ ይህ እምቦጭ ከየት አገር ነው የመጣው ወደ ኢትዮጵያ የገባው ከየት ሀገር ነወ?

በጣም የማያምር መስቀል እና የተሰራ መሶብ ለምን ከመሀል በቀለም እንዳሸበርቅ ተደረገ ይህ ዕቃ?

አንፈርስም አንታደስም ይህ መልእክት የመነኮሳት መልእክት ነው። መነኩሴ ግን ለምንድን ነው በበረሃ የሚኖሩት ምግብ በብዛት የማይበሉት ለምንድን ነው?

ጥቅል ጎመን የሚባለው ለምግብነት የሚያገለግለው በመስኖ ውሃ እየቆየ ያለ ኢትዮጵያ ለምን ከባህላዊ እርሻ አስተራረስ ወደዚህ ለምን አትመጣም?

የጎንደር ቤተመንግሥት የጎንደር ፋሲለ ግንብ ቤተመንግሥት ግን በስንት አመተ ምህረት ነው የጎንደር ፋሲለደስ ግንብ ቤተመንግሥት የተመሰረተው?